ይህ የምንመለከተው ድስት ሲሆን ከቤት ውስጥ እቃዎች መካከል አንዱ ነው የድስት ወጥ ለመስራት የምንጠቀምበት መሳሪያ ነው ይህም የሚሰራው ከብረት ሲሆን ከአልሙኒየም ሊሆን ይችላል ክዳን ያለው ሲሆንና ከጎን መያዣም አሉት።

ይህ ምንመለከተው ጋዜጣ ሲሆን ሪፖርተር የተባለ ጋዜጣ ነው ከሁለት ዓመት በፊት ሲሆን ይህም ታሣ ታህሳስ 20 ቀን 2007 የታተመ ነው በውስጥም የተለያዩ የፖለቲካ ጉዳዮችን እያነሳ የሚያብራራ የጋዜጣ አይነት ነው።

ይህ የምንመለከተው የምግብ ዓይነት ሲሆን በሰሜን የኢትዮጵያ ክፍል የሚገኝ ባህላዊ ምግብ ሲሆን መሃል ላይ በሸክላ ወጥና ወይም ደግሞ እርጎ ይታያል በዳር ላይ እንጀራ ይታያል ይህ ምግብ ከእንጨት የተሰራ መመገበያ አለው።

ይህ የምንመለከተው የመጠጥ አይነት ሲሆን፤ ብዙ መጠጦች ተደርድረው ይታያል። የዚያን መጠጥ ስም ካቲካላ ይባላል። ይህ መጠጥ አረቄ ሲሆን፤ ጠርሙሱም ከፊት እና ጀርባ የተለጠፉ ወረቀቶች አሉ። ፊትለፊቱ ላይ አንድ እረኛ ቆሞ ይታያል። ካቲካላ የሚለው በአማርኛም በእንግሊዘኛም ተጽፎ ይታያል።

ይህ የምንመለከተው የመፅሐፍ ሽፋን ሲሆን ችቦ የሚል ርእስ አለው። ይህም ፅሁፍ ከችቦ ምስል የተፃፈ ነው። ከችቦ ከሚለው ጎን አንድ ችቦ እየበራ ይታያል ይህም ችቦ የሚል ርዕስን ይገልጻል።

ይህ የምንመለከተው ማሽን ሲሆን ብዙ የተለያዩ የተለያዩ ቅርሶችን ለማውጣት የምንጠቀምበት ማሽን ሲሆን ይህ ማሽን ስራዎችን በአጭር ጊዜ ለመስራት ይጠቅማል።

የምንመለከተው ባቡር ሲሆን ከአዲስ አበባ የሚያደርስ መንገሻ በአጼ ሚኒሊክ ጊዜ ነው በኢትዮጵያ ባንዲራ አሸብርቆ ይታያል

ይህ የምንመለከተው የእፅዋት አይነት ሲሆን ሁለት ተክሎች ይታያል። ይህም የሁለት ተክል የሀባብ ፍሬ ነው። ሀባብ በጣም ጣፋጭ ከሆኑ እፅዋቶች መካከል አንዱ ነው። ውስጡም ቀይ ቀለም አለው። ይህም ለጤና እጅግ ጠቃሚ እፅዋት ነው።

ይህ የምንመለከተው ትምህርት ቤት ሲሆን አንድ አስተማሪ ቁሞ መሳሪያዎችን እያስተካከለ ይገኛል። በክፍሉም ለትምህርት የሚጠቅሙ የተለያዩ ቁሳቁሶች ይገኛሉ። ለህፃናት የሚጠቅሙ ቁሳቁሶች ናቸው። ከላይም በወረቀት ፊደሎች ተፅፈው ይገኛሉ።

ይህ የሚንመለክተ ትንሽ እየከተማ ስቶን ሃይቅ ዳር ብቻ ያለ ከተማ ነው። ከዳርቻ ዳዳር ላይ አረንጎዴ ማየሆኑ ዛፎቻ አትክልቶች ይታያሉ። እነዚህም ከተማ በብዙ ዛፎች የተከበበ ነው።

ይህ የምንመለከተው የቀብርሽኝት ስነ ሥርዓት ሲሆን ማህል ላይ አስከሬኑን የያዘምኪና ይገኛል። መኪናውን ባባይተ ሙላ ነው። እንዲኑም የማች ፎቶ ይገኝበታል። ዳርን ዳር ላይ አስከባሪዎች መሣሪ ይዘው ይታያሉ።

ይህ የምንመለከተው መዋቢያ እቃወች መካከል አንዱ ሲሆን ለሚቃቡ የሚጠቅም ነው ይህን የምንቀበው ነገር ሲሆን እነዚህ ደግሞ ትንሽ የመስታወት ቤት ይገኛል መስታወቱን እያየን እንጠቀምበታለን።

ይህ የምንመለከታው መጽሔት ሲሆን አዲት ዘመን የሚልርርስ አለው ይህም ውስጡል ላይ የተላዩ የፖለቲካ እርሶችን በማንሳት እያብራራ የገለጸ የሚገኝ መጽሄት ነው። በጎን እና በታች የተላዩ ድርቶች ማስታወቂያ ስዕል ይገኛል።

እይህ የምንም መለከተም አዋቢ ያ ኮኑቋዎች መካከል አንዱ ሲሆን ጥፍርቀለም ነው ይህም ትፍርቀለም ሲት የምጣታቸውን እና እግር ትፍራቸውን በመቀባት ለማውማር ለማጌት ጠቀሙበታል የምንምመለከታቸው ሦስት ፍቀለሞች ተያሉ ሰማያለ አረንጓዴ እንዲሁም እሮስከላክት ይገኝበታል፡፡

ይህ የምንመለከተው ቢሮ ሲሆን፤ በውስጡ የተላዩ የቢሮ እቃዎችን ይዞ ይገኛል። የምንመለከተውም ጠረጴዛዝ፣ ወንበር፣ ላፕቶዎት እና እንዲሁም ከጀርባ የተላዩ ወረቀቶችን ሰነዶች ለማስቀመጥ የሚጠቅም መደደረያ ይገኛል።